እኔ በጣም የምፈረዉ እንስሳ ማለት አንበሳ ነዉ።። አንበሳ ጥርሱ በጣም ትልልቅ ነዉ። በዛላይ ጉልበት አለዉ ማንኛውም ነፍሳት እሮጦ የመያዝና የመግደል አቅም አለው። ስለዚህ በጣም የሚያስፈራ እንስሳት ማለት አንበሳ ነዉ።

ብስኩት ግን አሁን እንዴት አሁን ከስንዴ ድቄት ወይም ከተለያዩ ድቄቶች ተሰርቶ ከቂጣ እንዴት ሌለይ ይችላል። አሁን በጣም የሚገርም እኮነው ደረቅ ነው ግን በጣም ይጥማል ታሽጎ የሚሸት ነገር እና የተለያይ ጥቅም ያለው መሆኑን ይገርም ነው።

አካባቢዎች እኔ በቃ በጣም በቃ መስማትም አልፈልጋቸው በጣም ማለት እነሱ ናቸው በቃ ሙቀታቸው ከአቅም በላይ ይሆናል በጣም ያስፈሩ ነፍሳቶች አሉ ለሰው ልጆች በጣም አደገኛ የሆኑ በቃ ለመኖር

የመብራት አገልግሎት ውሃው በኢትዮጵያ ደሞ አሁን ደግሞ የህዳሴው ግድብ አለቀ በቃ ኢትዮጵያ መብራት በመብራት ትሆናለች። ቤቱ ምሽት ምሽት ላይ በቃ መብራት ሲበራበት በጣም እኮ ነው በቃ ደስ ይላል፣ ነፃነት፣ ሰላም ነው የሚኖረው በቃ የተለያዩ አገልግሎቶችንም በዚሁ መጠቀም ይቻላል።

ነውራንባ ማህበረ ሰብ አህ ማህበረ ሰብ በጣም ይገርምክ ሆኖ የሥራ ባህላቸው አንታታሪ የሆኑ ማህበረ ሰዎች የሬ ማህበረ ሰብ እንዶ በጣምብዙ ማህበረ ሰባለ የነዚህ ግን ይለያል ድቡ ሥራ ጠፈፋድገው በመተባበር ቆኖሚ ሰሩት

ይህ ቴደፍሩ ሙዚቃዎች ግን ጥሩ ናቸው ግን ብዙ ማዳመጥ አሁንን ያልፈልግ ምክንያቱም ሆን ምስጢሩን አዘል ናቸው አብዛሃኘው ምስጢሩን ስለማለረዳቸው ሊሁን ይችራል ብያስባለ ብዙም ማዳመጥ እንደሱን አስፈላጊ አይመስለኝም።